መሰረተ ልማት ስንል ሰዎች ለመንግስት ከሚከፍሉት ግብር እየተጠራቀመ ለሰዎች ኑሮ ምቹ እንዲሆን የምንገነባው ነገር ነው። ከነዚህም ውስጥ አስፓልት ሊጠቀስ ይችላል።

ፀጉር ማለት ከራሳችን ወይም ከጭንቅላታችን የሚበቅል በጣም ብዙ ቀለማትን የሚችል ነገር ነው። ሰውነታችንም ያመርተዋል።

ማስታወቂያ ስንል አንድ ነገር ለማስተዋወቅ ወይም ሰው እንዲያውቅልን፣ እንዲይረዳልን የምንፈልገውን ነገር በማስታወቂያ መልኩ ለማስተዋወቅ ወይም ሰው እንዲሰማለን ለመናገር ስንሞክር ነው።

ጉዞ ቱሪዝም እና ስደት፦ አብዛኛውን ጌዜ ስደት በሀገሮች ህዝብ የሚፈጠሩ ተግባር ነው። ይህም ሀገርን ለቆ ለስራ ከሌላ ሀገር ወደ ሌላ ሃገር ምሄድ ነው።

ምግብ ስንል አንድ ሰው ለመኖር ከሚያስፈልገው መሰረታዊ ነገሮች ውስጥ የምንመድበው ሲሆን ብዙ የምግብ ዓይነቶች አሉ። በኢትዮጵያ ውስጥ ብዙ ጊዜ የሚበላው እንጀራ የተባለ ምግብ ነው።

የሱፐርማርኬት ምርቶች ስንል ሱፐርማርኬት ውስጥ የምናገኛቸው ጥራት ያላቸው ፣ ብዙ ጊዜ ከሌላው ሱቅ ወይም ከትንንሽ ሱቆች የማናገኛቸውን ዕቃዎች የያዘ ቦታ ነው ።